ምሳና ትልልቅ ከሚባሉ ሀገር በቀል እፅዋቶች የሚመደብ ሲሆን ይህም የዕፅዋት አይነት ለተለያዩ ህክምናዎች ወይንም ደግሞ ለባህላዊ አይነት ህክምና የሚያገለግል አይነት እፅዋት ነው ማለት ነው። በጣም ለብዙ ነገሮች እንጠቀምበታለን።

ብራዝሌት በጣም እጅግ የሚያምር ከተለያዩ አልባሳቶች ጋር የሚሄድ የጌጣጌጥ አይነት ነው። በአብዛኛውን ሴቶች የሚያደርጉ ሲሆን ከእጃቸው የሚያረጉት ነው ማለት ነው። ከወርቅ ከብር እና ከነሃስ ከተለያዩ ነገሮች ሊሰራ የሚችል።

የተለያዩ ማስታወቂያዎች በቴሌቪዥን ሲቀርቡ እንመለከታለን እነዚ ማስታወቂያዎች የተለያዩ አዳዲስ ሳሙናዎች በሚመጡበት ጊዜ ሰሙነዎችን ለማስተዋወቅና እንዴት እንደሚጠቅሙን የሚናገሩበት የማስታወቂያ አይነት እንመለከታለን።

በኦርቶዶክስ ተዋሕዶ ሀይማኖት የራሳቸው የሆነ ቦታ ወይም ደግሞ ቤተክርስቲያን አላቸው። የተለያዩ የራሳቸው የሆነ ትምህርት የሚማሩበት እና ስነስርዓቱን የሚከታተሉበት ቦታ ነው።

አቮካዶ አስፈላጊ የሆነ ፍራፍሬ ይህም ፍራፍሬ ለጤና በጣም አስፈላጊ እና ለተለያዩ ነገሮች የምንጠቀመው ነው ይህም ብዙ ካሎሪ ይዘት ያለው ፍራፍሬ አይነት ሲሆን ሰውነታችንን ለማለስለስ ክብደታችንን ለመጨመር የሚያገለግል አይነት የፍራፍሬ አይነት ነው ማለት ነው

የዶሮ እርባታ አብዛኛው ማበረሰብ እንደገቢ ምንጭ የሚጠቀምበት የግብርና ስራ ነው የሚሆነው በጣም ብዙ የሆነው ከግብርና በመግዛት ማለት ነው በማሳደግና የራሳቸውን የሆነ መኖር በደንብ አደልቦ የመሸጥ ነው።

አካፋ ለግብርና ስራ ለተለያዩ አገልግሎት የምንጠቀምበት መሳሪያ ነው ይህም አፈር ተቋፍረው የተደለደሉትን ወደ ሌላ ቦታ ለማሸነፍና የተለያዩ እቃዎችን ከአንድ ቦታ አንስቶ ወደ ሌላ ለመጣል የምንጠቀምበት ሲሆን የሚሰራውን ከብረት ነው። መያዣው እጀታው ደግሞ እንጨት ነው።

በተለያዩ እምነቶች ማለትም ለምሳሌ በ ኦርቶዶክስ እምነት ውስጥ የተለያዩ ትምህርቶች ይሰጣሉ። በሰንበት ትምህርት ቤት ወይም ደግሞ በቅኔ ቤት የተለያዩ ስራ ሃይማኖታቸው የሚወቁበት ትምህርት ይሰጣል ማለት ነው እውቀት እንዲኖራቸው የሚያደርግ ነው።

የከተማ አውቶቡስ ለመጓጓዣነት የሚጠቅም ማኅበረሰቡን በቅናሽ ዋጋ የሚያመላልስ ባስ ነው ማለት ነው። በጣም ብዙ ሰዎችን በአንድ ጊዜ መውሰድ የሚችል ሲሆን፤ ከታክሲዎች አንፃር ዋጋው ተመጣጣኝ የሆነ ረዥም መንገድን በትንሽ ብር የሚወስድ ነው።

ትልልቅ ሆቴሎች የተለያዩ ፕሮግራሞች ሊደረባቸው ይችላል። ይሃም ደግሞ የሰርግ ፕሮግራም ራሱ ሊደረግበት ይችላል። ምክንያቱም የተለያዩ አቅርቦቶች ሰዎች በሚፈልጉበት መጠን ልክ መስራት ይችላሉ ማለት ነው። እንዲሁም ደግሞ ቦታው ምቹ የሆነ ነው።

ሀይስኩል ትምህርት ቤት ውስጥ በጣም ጠቃሚ የሆኑ የትምህርት አይነቶችን ተምረን የሚናገረ መምህራኖችን ሆኖ ተማሪዎችን እውቀትን ለማስጨበጥ በጣም የሚጥሩበት ጊዜ ነው ማለት ነው ምክንያቱም የሁሉም የተመሰረታችን መሠረት ላይ ስለሚሆን

ወደ ገዳም የተለያዩ አመታዊ ክብረ በአል በሚሆንበት ጊዜ ማህበረሰባችን ወይም ደግሞ የኦርቶዶክስ እምነት ተከታዮች ጉዞ ያደርጋሉ ማለት ነው የተለያዩ እቃዎችን በመያዝ ቆይቶ ውሎ አድሮ ለመምጣት የሚያገለግሉ ነገሮችን በመያዝ ወደ ገዳም ይጓዛሉ።

ጠረጴዛ በቤታችን ውስጥ በጣም ውበት ያለውና ምግብ በምንመገብበት ጊዜ የምንመገብበት አይነት ነው ማለት ነው። ወንበርና ጠረጴዛዎች ያሉ ሲሆን በጣም እጅግ ውበት ያለው እና የሆነ እቃዎች ውድ የሆነ እቃ ነው።

ሽብልቅ ሽብልቅ እንጨቶችን ለመፍለጥ የምንጠቀምበት መሳሪያ ነው ያም ደግሞ የሚሰራው ከብረት ሲሆን ያም በጣም ጠንካራ የሆኑና ለሰው ልጅ አስቸጋሪ የሆኑም እንጨቶችን በቀላሉ ለመፍለጥ የምንጠቀምበት መሳርያ ነው።

ፑሽ አፕ ስፖርታዊ እንቅስቃሴዎች የሚመደብ የስፖርት ሲሆን ይህም የሰውነት ጥንታችን ለመፍታትና ጤናማ የሆነ አቋም እንዲኖረን የምንሰራው የስፖርት አይነት ነው። ማለት ነው እጅግ በጣም በሽታ እንዳይዞርን የሚያደርግ ነው።

ፔፕሲ ከመጠጥ አይነቶች የለ0 መጠጥ የሆነ አይነት ሲሆን ይህም የለ0 መጠጥ በተለያዩ 144ሮች ተሰርቶ ለተለያዩ ፕሮግራሞችን የሚቃርብ ነው። ይህም ደግሞ የተለያዩ ፕሮሰሶች እንታካትል ወፍ አፍሪካ ውስጥ ተሰርቶ የሚወጣ ነው ማለት ነው። ኬሚካሎች እና የተለያዩ ውሄሎች ከተዋሀዱ በኋላ ለ24ተዘፍ ስፎ የሚሰራ የመጠጥ ዓይነት ነው።

በአንድ ቤተሰቦች የተለያዩ ሰዎች አንድ ላይ ሊኖሩ ይችላሉ ወላጆች አሉ ከዛም የወለደቻቸው ልጆች አሉ ማለት ነው የተለያየ ሰው ጊዜ ለማሳደግ የወላጆች ሚና ያስፈልጋል

የገጠር አካባቢ የመኖሪያ ቤቶች ከ አንጨት ግድግዳና ከቆርቆሮ ጣሪያቸው ሁኔታ ይሰራሉ ማለት ነው። እንጨቶቹም የተለያዩ ንፋስ እንዳይገባቸው በጭቃ ይመረጋሉ ማለት ነው። ያው ለአስፈላጊ የሆነ ደስ የሚል የመኖሪያ ቤት አይነት ነው።

አጼ ቲወድሮስ በድሮ ታሪካችን በጣም ታዋቂ እና ጀግና የሆኑ አባቶቻችን ናቸው። በጣም ትልቅ ታሪክን የሰሩ በሃገራችን ትልቅ ጀግና እና በጣም ታዋቂ የሃገራችን መሪ የነበሩ ናቸው ማለት ነው።

የተለያዩ የሥራ ቅጥር ማስታወቂያዎች በየቦታው ወይም ደግሞ የማስታወቂያ ሰሌዳ ላይ ተለጥፈው እንመለከታለን፣ እነዛም የተለያዩ ሥራ አጥ ማህበረሰቦች የማስታወቂያ መለጠፊ አካባቢዎች ሂደው በማየት ሥራ በቀላሉ ሂደው እንዲመዘገቡ እና እንዲሰሩ የሚያደረግበት ነው።

አንዳንድ አካባቢዎች የተለያዩ ነገሮችን በአንድ ላይ የሚይዙ ሲሆኑ ሰዎች በሚኖሩበት አካባቢ ሰዎች እና የተለያዩ እነሱ የሚያሳድጓቸው የቤተ እንስሳቶች ይኖራሉ እፅዋቶችም ይኖራሉ ማለት ነው የተለያየ የሚያደርጉት የሚኖሩበት የራሳቸው የሆነ መኖሪያ ቦታ አላቸው።

ከእሳር የሚሰሩ የቤት ዓይነቶች አሉ፤ ይህ ማለት ጣሪያው በእሳር የሚከደን ማለት ነው። ግድግዳቸው ደግሞ እንጨት እና በጭቃ የተመረገ ሲሆን፤ እነዚህ ሳሮች ፈጽሞ የውሃና የፀሃይ ብርሃንን ማስገባት የማይችሉ ናቸው ማለት ነው።

አዷማ ለመቆፈሪያነት የምንጠቀመው መሳሪያ ሲሆን ያም የተለያዩ ለቤት ለቤት ወይም ደግሞ ለሽንት ቤት የተለያዩ ቦታዎችን የምንቆፍርበትና ይህቃ ከብረት የተሠራ ሲሆን እጀታው ደግሞ እንጨት የሆነ ነው።

ግቡእና በሀገራችን በጣም ብዙ ከሚመረቱ የእምህርት አይነቶች በጣም ብዙ ሲሆን ወደ ውጭ ሀገር በንግድና ግብ የታማካኝነት ለውጭ ሀገር እንልካለም ማለት ነው እሱም ትልቅ የገቢ ምንጭ ነው ለኢትዮጵያ ማለት ነው

ፍቅር እስከ መቃበር በሃዲስ ዓለማየው አማካኝነት የተጻፈ የልብለድ መጽሐፍ ነው። ታሪኩ የፍቅር ታሪክ ነው በጣም ደስ የሚል የበዛበት እና የሰብለ ወንጌል ታሪክን ይዞ የቀረበ መጽሐፍ ነው ማለት ነው እጅግ በጣም ላንባቢያን ሳቢ የሆነ የመጽሐፍ ዓይነት ነው።

ቴሌግራም ከመህበራዊ ሚዲያዎች ውስጥ የሚመደብ ሲሆን ይህም የተለያዩ መረጃዎችን ሼር ለምደራረግ እና ከውጭ ሀገር ወየሚካሀገር ውስጥ ከሉ ሶዎች ጋር ኮሚኒኬት ለማድረግ የምንጠቀምበት የመሀበራዊ ሚዲያ አይነት ነው። እጅግ ተቃሚ የሆኑ ቪዲዎችን ሪካርድ የተለያዩ አውዶዎችን እና ሚሴዥ የምንለላክበት ነው።

በተለያየ ዲዛይን የሚሠራ የአንገት ሀብል አለ። እሱም የአንገት ሀብል ከተለያዩ አልባሳቶች በምንለብስበት ጊዜ አንገታችን ላይ ሁበት የሚታይበት እና በጣም የሚያመር የጌጣግት ዓይነት ነው ማለት ነው ይህም ከተለያዩ ነገሮች ሊሰራ ይችላል። ከወርቀል ሊሰራ ይችላል ማለት ነው። በአብዛኛውን ወርቅ ውድ ስለሚሆን አብዛኛውን ሰው የሚያደርገው ሀብል የብር ነው።